የአክሱም ሐውልት አሰራር በአፍ የሚያስጭን ልዩ ጥበብ የተሞላበት የሰው ልጆች ከሰሯቸው ልዩ ጥበቦች መካከል አንዱ ነው። በኢትዮጵያ ውስጥም እንደኩራት የሚታይ ነው። እስኪ የአክሱም ሐውልቱን ስንቶቻችን እናውቃለን?

ኩል ሴቶቻችን አይናቸውን ለማስዋብ የሚጠቀሙት ቢሆን ይህም የተለየ ውበት ይሰጣቸዋል ። ኩል በስንት ዓይነት መንገድ ይዘጋጃል እንዲሁም ኩል ከምን ከምን ጋር አደባልቁ መጠቀም ይቻላል ?